ይህ የኢትዮጵያውያን የባህላዊ ኑሮ ሲሆን ፤ በምስሉ ላይ የምታዩዋት እናትም ለምግብ የእንጀራ ተብሎ የሚጠራዉን ምግብ እየጋገረች ትገኛለች ፤ ይህ በገጠራማ አከባቢ የሚገኝ የብዙ ሰዎች ላይ የሚገኝ ቤት ነው።

ይህ በምስሉ ላይ የምትመለከቱት የ ላሊበላ ውቅር አቢያተ ቤተ ክርስቲያናት ሲሆን ከሌሎች ቤተክርቲያናት ለየት የሚያደርገው ነገር ወደ ቁልቁል ከመሬት ተቆፍሮ የተሰራ የኦርቶዶክስ ቤተ ክርስቲያን ቅርስ ነው።

ይህ ደግሞ የመሰብሰቢያ አዳራሽ ሲሆን ብዙ ጊዜ ሰዎች ትልቅ ባለስልጣናት ለመሰብሰብ የሚጠቀሙበት ትልቅ ጉባኤያትን የሚያዘጋጁበት የሚመክሩበት ነው። በጣም ዘመናዊ ከመሆኑ የተነሳ ለየራሳቸው የድምፅ መረጃዎችን አሉት።

ዋልያ አይቤክስ በሰሜን ተራሮች ላይ ብቻ የሚገኝ ብርቅዬ የኢትዮጵያ የዱር እንስሳ ነው። ይህም የዱር እንስሳ የሚገኘው በጎንደር በሰሜን ተራሮች ወይም በራስ ዳሸን ተራሮች ብቻ ነው። በኢትዮጵያ የሚገኘው ብርቅዬ የዱር እንስሳ ነው።